ትምህርት ከትምህርት አይነቶች ውስጥ አንደኛው የግል ትምህርት ሲሆን፤ የግል ማለት ሰዎች ብራቸውን እየከፈቱ በግላቸው የሚማሩ ሲሆን፤ ይህም የትምህርት ዓይነት አብዛኛውን ጊዜ በተለያዩ በውጭ ድርጅቶች እና በአገር ውስጥ ባሉ በግል ድርጅቶች የሚካሄድ ሲሆን ይህን የትምህርት ስርዓት የሚሰጡ ሰዎች በአሁን ሰዓት በጣም ስራ እየበዛባቸው ያሉ ሰአት ነው።

ስራ ከስራዎች ውስጥ አንደኛ የሆነው የመምህርነት ሙያ ወይም ስራ ሲሆን ይህም ተማሪዎችን በማስተማርና ሰዎች በማሳወቅ የሚሰራበት ሲሆን የስራ ሰዎች ወደውትና አክብረውት በፍቅር የሚሠሩት ስራ ውስጥ የሚመደብ ነው።

መዋጆች ወይም ሙሉበት መጠበቂ ከምንላቸው አንደኛው መላኪያ ማለት ጸጉራችን እየላስተካክልበት ይህም የተለያዩ ፀጉራችን በምንግበት እና ቅባትበት የውበት መጠበቂያ መሳሪያዎች የሚመደበው ዋነኛ የውበት መጠበቂያ

ባንክ ምንደኛው የአዲስ አበባ ዩኒቨርስቲ ባንዲራ ወይንም ደግሞ መለያየን ይህም አዲስ አበባ ዩኒቨርስቲ ከሌሎች ዩኒቨርስቲዎች ለመለየትና አንድነት አንድነታቸው ልዩነታቸውን ለማወቅ የሚረዳን የአዲስ አበባ ዩኒቨርሲቲ መለያ ሲሆን የባንዲራ ብዙ ጊዜ

አትክልት እና ፍራፍሬ አትክልት እና ፍራፍሬ ከሆኑት ውስጥ አንደኛው ፓፓያ ሲሆን በቀዝቃዛነቱና በጣም አራት አንጀት ከሚባሉ የአትክልትና ፍራፍሬ ምርቶች ውስጥ አንደኛው ስለሆነ አትክልትና ፍራፍሬ ሲነሳ አባያት የማይቻልበት ሁኔታ እየተፈጠረ ይገኛል።

ያምከሚላችት ንድኛ የባህላዊ ምዚጋ ስን ባላዊ ዚጋ በህላይ በሆን መንግድ የንድን በሃል የህንም የንድሀበረስብ ባህል መወቡ የንሚያሳዩበት ነው የመንገልጭበት መንገድ ዜ ይሁን ባህላዊ የተለያዩ ሙዚካ መስታሪዎችን በመጠቀን የንሚትተወት በህላይ ምዚክ ም

ጥበብና ባህል ጥበብና ባህል ክምላችሁ ውስጥ አንደኛው የጥበብ የባህላዊ የሙዚቃ መሣሪያ መጫወቻዎች ዋሽንት ሲሆን፤ ዋሽንት ጥበብና ባህል ውስጥ አንደኛውና ዋነኛውን ቀዳሚው ድርሻ የሚይዝ የባህላዊ ሙዚቃ መሣሪያ መጫወቻ ዋሽንት ነው።

አትክልትና ፍራፍሬ ከአትክልትና ፍራፍሬ ውስጥ አንደኛው የሆነው አቮካዶ ሲሆን፤ አቮካዶ የስድስት እንቁላሎችን ይተካል ተብሎ የሚታሰበው አትክልትና ፍራፍሬ እና በጣም አሪፍ የሆነ ጣፋጭ የሆነ የአትክልትና ፍራፍሬ አይነት ውስጥ የሚመደብ ትልቁን ቦታ የሚይዝ ነው።

ቁማ ጫማ አይነቶች ውስጥ አንደኛው ሲሆን ቁማ ጫማ በ ገጠር አካባቢ የሚኖሩ ሰዎች ለጭቃ ስለሚጠቅማቸው የተለያዩ ጎማዎችን በማቅለጥ ና በማቅረብ የሚሠራ ሲሆን ይህም ጫማ በጣም ጠንካራ ጫማ ነው።

ፖለቲካጨፖለቲካ ከምንለው አንደኛው የውጪ ፖለቲካው የወይን የአፍሪካ የውጭ ፖለቲካ ከሃገር ውስጥ ያለ ፖለቲካ የሚያራምዱ ሰዎች አብዛኛውን ጊዜ በዓለም አቀፍ ደረጃ ተቀባይነት ያላቸው የፖለቲካ አካላት ስለሆኑ ይሄ የፖለቲካ ካለ ተከባሪ ነው።

ባህላዊ ሕክምና ባህላዊ ሕክምና ከምንላቸው ውስጥ አንደኛው የ ስንፈተ ወሲብ ህክምና ሲሆን፤ የ ስንፈተ ወሲብ ህክምና ማለት ሰዎች በግንኙነት ጊዜ ስንፈተ ወሲብ በሚያጋጥማቸው ጊዜ የዛን ሕክምና ለማግኘት የሚሄዱበት ወይንም ደግሞ ባህላዊ ሕክምና የምንለው ውስጥ አንደኛው ይህ ቅጠላ ቅጠል በመብላት የሚድኑበት ነው።

ምግብ ከምግብ አይነቶች ሽሮ ሽሮ በኢትዮጵያ ውስጥ ከሚገኙ ተወ የምግብ ዓይነቶች አንደኛው ስጦትን በደህን ቤት በሀብታም ቤት የምናገኛት የምግብ አይነት ሽሮ አብዛኛውን ጊዜ ከተለያዩ ከተለያዩ ነገሮች ይሰራል

ምግብ ከምግብ አይነቶች ውስጥ አንደኛ እና ዋነኛው የሆነው መኮረኒ ሲሆን መኮረኒ ይዘጋጅ ሲሆን ይህን መኮረኒ በምንመገብ ሰዓት በጣም የሚያጠግበን የምግብ አይነት ነው ምክንያቱም ከስንዴ የተዘጋጀ ስለሆነም ስንዴ ደግሞ በጣም በማጥገኝ ከሚታወቁ ሰብሎች ውስጥ አንደኛ ነው።

በሰዋዋት ሰዋዓት ከምንላቸው ውስጥ አረንጓዴነቱ እና በጣም ጥላ በማጥላት የሚጣወኮ የጽድ ሳክሲሆን የጽርዛፍ በአብዛኙን ጊዜ በመንፈሳይ ቦቶች የሚንተክላቸው እና ጥላቸው በጣም ረጃጅም ስለሆን ለመንፈሳይ ቦታ ለቤተ ክርስቲያን እለተለያዩ ንግሮች የምንጠከማቸው ሰዋዓት ናቸው

የቤት እቃ ከቤት እቃዎች ውስጥ አንደኛው የሆነው ኃይላንድ ሲሆን ኃይላንድ የተለያዩ ውሀዎችን ይይዛል። የምንጠጣበት እቃ ሲሆን ይህም ለውሃ መጠጫነት የሚያገለግልና ውሃዎችን ለማስቀመጠና ለማቀዝቀዝ ከምንጠቀምባቸው እቃዎች ውስጥ የሚመደብ ዋነኛው እቃ ነው።

ጫማ ከምንላቸው ውስጥ አንደኛው ቶርሽን ጫማ ሲሆን ቶርሽንጫማ በምቾቱ እና በጠንካራነቱ የሚታወቅ ጫማ ሲሆን ይህን ጫማ የሚያጠልቁት በኢኮኖሚ ደረጃ ከፍ ያሉ እና በጣም ባለሀብት የሚባሉ ሰዎች ሲሆኑ ይህንን ጫማ የሚያጠልቅ ሰው ምቾቱን ና ሁኔታው ይተጠበቀለት ይሆኑለታል።

ማሽኖች ከማሽን አይነቶች ውስጥ አንደኛ የሆነው የፀጉር ቤት ማሽን ሲሆን የፀጉር ቤት ማሽን ማለት ሴቶች የጸጉር ቤት ምን ይገኛሉ። ሴቶች ጸጉር ቤት የምንገኘው የካክ ማሽን ሲሆን የሚያደርግልህ የማይነቱ ውስጥ የሚመደቡ ዋንኛው ነው።

ጌጣጌጥ ከጌጣጌጥ ዓይነቶች ዉስጥ አንደኛው የእጅ ላይ የሚጠለቅ አንባር ወይን የእጅጌጥ ሲሆን ይህም የእጅጌትጥ ወይንም እጃችን፣ ክንዳችን፣ ላይ የምናጠልቀው ጌጣጌጥ አብዛኛውን ጊዜ ለመዋቢያነት እና ለማጌጥ የሚጠቀም ስለሆነ ይህን ጌጣጌጥ የሚጠቀሙ ሰዎች አብዛኛውን ጊዜ ውብ እና ማራኪ ይሆናሉ ማለት ነው።

ሕግ አስከባሪ ከምንላች ውስጥ አንደኛው እና ዋንኛው የፌዴራል ፖሊስ ሲሆን የፌዴራል ፖሊስ ለተጠርነቱ ለፌዴራል ሲሆን ይህም ፖሊስ ይንምደግሞ የፌዴራል ፖሊስ ብለን ምንጠረው አብዛኘውን ጊዜ በከተሞች ላይ የሚሰማራ ሲሆን ይህንንም ህግ በማስከበር ከምናቃችሁ ህግ አስከባሮች